ባህል የጋራ እሴቶች፣ ወጎች፣ ቋንቋና እምነቶች ስብስብ ሲሆን ጥበብ ደግሞ እነዚህን እሴቶች በልዩ ልዩ መንገዶች ያንፀባርቃል።

ሙዚቃ በዓለም ዙሪያ ያሉ ሰዎችን በጋራ ቋንቋ የሚያገናኝ ድንበር የለሽ ጥበብ በመሆን የባህል ልውውጥን ያጠናክራል።

የንግድና ግብይት አይነቶች ውስጥ የሸቀጣሸቀጥ ግብይትን ብንወስድ በየሰፈሩ በሚገኙት ውስጥ ከከብሪት ጀምሮ ከብሪት፣ ሻይቅጠል፣ ብስኩት ህጻናት የሚፈልጓቸው ከረሚላ፣ ካስቲካን ጨምሮ ማንኛውንም ነገሮች የምንገበያይበት አብዛኛው ሰው የሚሳተፉበት የግብይት አ...

ከተለያዩ ንግድ እና ግብይቶች ለምሳሌ የስኳር፣ የቡና እና የጨዉ ሸቀጣ ሸቀጥ ግብይትን ማየት እንችላለን። እነዚህ አብዛኛዉ በየቤቱ ሰዉ የሚጠቀምባቸዉ ቀን በቀን የሚጠቀምባቸዉ ግብዓቶች ስለሆኑ አብዛኛዉን ጊዜ ገቢ እና ወጭ የሀገሪቱን ኢኮኖሚ ኑሮ ዉድነትን ይወስናል።

የፀጉር አይነቶች ዉስጥ አሁን ላይ በአብዛኛዉ በሴቶች የሚጠቀሙት ሂዉማን ሄር የምንለዉ ወይም ደግሞ የሰዉን ፀጉር የሚሰራ አርቴፍሻል ፀጉር ከላይ በተለያየ መንገዶች በመጠቀም የራሳቸዉ በማስመሰል በሚጠቀሙት ፀጉር መዘነጫ መንገድ ነዉ።

ከመጽሐፍቶች የኢልቦለድ መጽሐፍቶች ማየት ይቻላል እነዚህ ቀደም ስለሆኑ የሀገራችን ታሪክ ሊሆን ይችላሉ እና ፈጠራ ያልሆኑ እውነቱ የተፈጠሩ ታሪኮች ልቦለድ ዉስጥ እናክላትታቸዋለን ማለት ነው።

ከሱፐር ማርኬት ምርቶች ውስጥ ለምሳሌ፦ የፍራፍሬ ጁስዎች መጥቀስ እንችላለን። ለምሳሌ፦ ማንጎ ጁስዎች እንዲሁም ደግሞ የታሸጉ አናነስ በጣሳ የታሽጉ አናናስ ወይም የተለያዩ የታሸጉ ጁስዎች መጥቀስ እንችላለን ለሰውነታችን ጠቃሚ የሆነ እንዲሁም ደግሞ በንጽህናና በደረጃውን በጠበቀ መንገድ እናገኛቸዋለን።

የተለያዩ የማስታወቂያ መንገዶች ስንል ለምሳሌ በህንፃዎች ላይ የሚደረጉ ማስታወቂያዎች ወይም ደግሞ በተንቀሳቃሽ እኛ ሀገር እንኳን ብዙም አልተለመደም ተንቀሳቃሽ አንስ አነስ ያሉ በራሪ ድሮኖች ወይም ፕሌኖች ባነሩን አንጠልጥለው ይዘው በመብረር ሰው ለይታ እንዲቀርብ በማድረግ የሚካሄድ ነው ።

ሙዝ: ጣፋጭና ገንቢ የሆነ ሞቃታማ የአየር ንብረት ፍሬ ነው። ፖታሲየምና ሌሎች ጠቃሚ ንጥረ ነገሮችን በብዛት ይዟል።

በአሞራ ክንፍ የተሰራ ቤትን ብናይ በውስጡ መጀመሪያ በረንዳ ይኖረዋል ከዛ ከዉጭ ስንጀምር ከዛ በዉስጡ ኮሪደር ይኖረዋል በኮርደሩ ሳሎን ይኖራል እና ሌላ መኝታ ቤቶች እንዳስፈላጊነቱ ሁለት ሶስት ይኖራል እና ኪችን እና ሻወር ቤት እና ሽንት ቤት ይኖረዋል ማለት ነው::

ከተለያዩ መጠጦች ውስጥ ለምሳሌ ቡና ብንወስድ ይህም በኛም ሀገር እንደመገኘቱ ቦታው የምንሰጠው በጣም እንግዳ ሲመጥ የሚቆጠር እና እንደመቆጣጠር የሚጠጣ አይነት ነው እንዲሁም በጣም በማቅቱ በጣም ተመራጭ የሚደረግ የመጠጥ አይነት ነው።

የተለያዩ ባንዲራዎች ውስጥ ለምሳሌ አሁን ላይ ሀገራችን ውጥረት ካለችበት ሱማሊያ ባንዴራ ስናይ ሙሉ ሰማያዊ ሆኖ በትልቁ ማህል ላይ በነጭ ኮኮብ ያለው ባንዴራ ነው ማለት ነው።

ከተለያዩ የቤት እና የቢሮ ዕቃዎች ውስጥ አንዱ ግድግዳ ሰዓትን መውሰድ እንችላለን ።ይሄ ሰዓት ለቤት ውበት ውበት ከማደሉም በተጨማሪ ሰዓት ለማያ የምንጠቀምበት የእቃ አይነት ነው ማለት ነው።

የተለያዩ ማህበረሰቦች ውስጥ የዶርዜ ማህበረሰብ ብንወስድ ይህ ከደቡብ ክልል የሚገኙ አብዛኛውን ጊዜ ማህበረሰቡ እንዲሁም በከተማችን ውስጥ ካሉ የተለያዩ ስራዎች ውስጥ አንዱ የሸማ ስራን መጥቀስ እንችላለን። ይህም ስራ ባህላዊ ልብሶችን ሀገር በቀል በሆነ መንገድ መሳሪያ የሚዘጋጅበት ነው።

ከኛ ሀገር ቀደምት ባህሎቻችን ውስጥ ጠቃሚ ባህሎቻችን ውስጥ አንዱ እቁብ ሲሆን ይህ ደግሞ ምንድነው ሁሉም ማህበረሰብ ደመወዙን እያወጣ በአንድ ሰው እንዲሰበሰብ በማድረግ በየወሩ በዕጣ ለእያንዳንዱ ሰው እየወጣ ያንን ገንዘብ ለተለያዩ ስራዎች የሚያውሉበት አካሄድ ነው ማለት ነው።

ፖለቲካ በሀገር ወይም በክልል ውስጥ ሥልጣንን የማግኘት፣ የመጠቀምና የማስጠበቅ እንዲሁም የህዝብን ጉዳዮች የማስተዳደር ሂደት ነው

የተለያዩ ግብርናዎች ውስጥ አንዱ ሰብል ግብርና ብንወስድ ይህም ደግሞ ወቅቱን በመጠበቅ በባህላዊ መንገድ ዝናብን በመጠበቅ መኸር ወይም ደግሞ ፀደይ በሚባሉ በሀገራችን አራት ክፍለ ጊዜዎችን በመጠቀም የሚካሄድ ግብርና ።

ከቤት እቃዎች ውስጥ አንዱ አንዴ የማድቤት እቃ ፍሪጅን መጥቀስ እንችላለን ይህ ደግሞ ምንድን ነው ዘመናዊ መሳሪያ ሲሆን ለማቀዝቀዝ ምንጠቀበት ምግቦች ሳይበላሹ ለማቆየት ምንጠቀምበት መሳሪያ ነው ። እናም ደግሞ በውስጡ ማድረቂያም እንዲሁም አለው የተለያዩ በረዶዎችን ሰርተን ለመጠቀም ያስችላል ።

የመሠረተ ልማቶች ዉስጥ አንዱ የውሀ አቅርቦት ሲሆን ይኸም ደግሞ በየቤቱ በቱቦዎች ውስጥ ውሀን በማስተላለፍ ህብረተሰቡ ጋር ተደራሽ እንዲደረግ መሠረተ ልማት ሲሆን ከሌሎቹበጣም አስፈላጊ የሆነ እና ለህብረተሰቡ ህልውና ወሳኝ የሆነ መሠረተ ልማት ነው

ከታዋቂ መሪዎች ዉስጥ አንዱ አፄ ዮሐንስ መጥቀስ እንችላለን። ይሄም ከቴዎድሮስ በፊት የነበረ እና ደግሞ ከትግራይ ክልል መነሻዉ የነበረ በጣም የተረጋጋ በንግግር የሚያምን መሪ ነበረ። በመጨረሻ በሱዳኖች ነዉ ህይወቱ ያለፈዉ።

ከታዋቂ መሪዎችና አባቶች ባይሆኑም እናቶች መካከል አበበች ጎበና ብንጠቅስ እኚ እናታችን ብዙ እርዳታ ሥራዎችን በመሥራት ብዙ ህጻናትን እና አቅመ ደካሞችን በማገዝ ሚታወቁ በጣም የተከበሩን የዋህ እናታቸው ናቸው።

መሠረታዊ አገልግሎቶች የዜጎች መሠረታዊ ፍላጎቶችን ለማሟላትና ለተሟላ ሕይወት አስፈላጊ የሆኑ እንደ ጤና፣ ትምህርትና የውሃ አቅርቦት ያሉ አገልግሎቶች ናቸው።

ከተለያዩ አርማዎች ውስጥ አንዱ የአርሰናል ኳስ ቡድን ያለው አርማ ነው ይህ ደግሞ ምንድን ነው በመድፍ መሀል ላይ መድፍ ሲሆን ሌላውን ደግሞ ሶስት ማዕዘን የመሰለ ቀይ ጀርባው ላይ ያለበት መድፍ አርማ ነው ማለት ነው ።

ከተለያዩ ጌጣጌጦች ውስጥ ደግሞ አንዱ የአፍንጫ ጌጥ ሲሆን ልክ እንደ ጀሮ ጌጥ በብር በወረቅ የተሰሩ ጌጦች በማንጠልጠል በአፍንጫ ላይ በማድረግ በመብሳትም ሊሆን ይችላል ሳይበሱም በማንጠልጠል የሚያስውቡበት ጌጥ ነው ማለት ነው።

ከንግድና ግብይቶች ዉስጥ አንዱ የጉሊት ንግድ ሲሆን ይህ ደግሞ በአገራችን በአብዛኛዉ የሚዘወተር የግብይት አይነት በእናቶቻችን በእህቶቻችን የሚይዙት የግብይት አይነት ነዉ። አብዛኛዉን ጊዜ አስቬዛ አትክልትና ፍራፍሬዎች በብዛት የምንጠቀምባቸዉን ነገሮች የምንገበያይበት የግብይት አይነት ነዉ።

ከተለያዩ የመዋቢያ የውበት መጠበቂያዎች አንዱ ጥፍር ቀለም የምንለው ወይም ደግሞ አብዛኛውን ጊዜ ሴቶች እህቶቻችን ጥፍሮቻቸውን በቡርሽ በማድረግ በተለያዩ ቀለሞች የሚያስውበት እና ለዓይን የሚማርክ የሚያደርጉበት መዋቢያ መሳርያ ነው ማለት ነው።

ከተለያዩ ማህበረሰቦች ውስጥ አንዱ የሱማሌ ማበረሰብ ይህ ማህበረሰብ በሞቃትማ አካባቢዎች እንደመኖሩ መጠን ፍየል በማርባት ይታወቃ እንዲሁም ደግሞ የተለያዩ ጎጂ ልማዳዊ ድርጊቶች ባህሎች የሚታወቁበት አካባቢ ነው እና ለምሳሌ የሴት ልጅ ግርዛት ተሰራጭቶ የሚታወቅበት አካባቢ ነው።

ከተለያዩ ማህበራዊ ሚዲያዎች ዉስጥ አንዱ ፌስቡክ ሲሆን ይህም ከሌሎቹ የማህበራዊ ሚዲያዎች አብዛኛዉ ሰዉ የሚገኝበት የማህበራዊ ሚዲያ ነዉ። እና ከሰዉ ጋር ለመገናኘት መረጃዎችን በፍጥነት ለማግኘት የምንጠቀምበት እና በቀላል በርካሽ ዋጋ መጠቀም የምንችለዉ ነዉ።

ከምግብ ቤት አይነቶች ውስጥ አንዱ አሁን ላይ ደግሞ እየተለመደ የመጣው 'በቴካአዌይ' ብቻ የሚሰሩ፥ ቦታው ላይ ለመገልገል በቂ ቦታ የሌላቸው፥ ይዞ ብቻ ለመሄድ የሚያዘጋጁ ቦታዎችን ማየት እንችላለን ማለት ነው።

ከተለያዩ ኤሌክትሮኒክሶች ውስጥ ለምሳሌ ፕሌስቴሽን፦ ፕሌስቴሽን ምንድነው ጥቅሙ ከቴሌቪዥን ጋር በማገናኘት የተለያዩ ቪዲዮ ጌሞችን ጭነን ለመጫወት እንዲሁም ደግሞ ለስራም ጭምር መንገድ ላይ ልጆች እና አዋቂዎች እየመጡ እንዲጫወቱ ገቢ በመሰብሰብ ገቢ የምናገኝበት ነው።

መዋቢያዎች እና የዉበት መጠበቂያዎች ዉስጥ አንዱ ሴቶች የሚጠቀሙት ፋውንዴሽን ሲሆን፤ ይሄም ደግሞ ፊታቸው ጋር የሚደረጉ ፓውደሮችን በመጠቀም የፊታቸው ቀለም ነጣ ወይም ጠቆር በማድረግ እንደሚመቻቸው የሚያስዉቡበት መንገድ ነው ማለት ነው።

ከተለያዩ ማስታወቂያዎች አይነቶች ውስጥ ለምሳሌ በመጓጓዣ በህዝብ ማመላለሻ ታክሲዎች ላይ የሚለጠፉትን መመየት እንችላለን። ከጥቅስ ጎን ለጎን የዲሽ ሰሪዎች ሊሆን ይችላል ወይም ደግሞ የአስጠኚ የመሳሰሉ የስራ ዘርፎች ማስታወቂያዎች ይለጠፉበታል ማለት ነው።

ከተፈጥሮና አካባቢዎች ውስጥ አንደኛው በረሃ ሲሆን በርሀማ አከባቢ ወይም ደግሞ መሬቱ አሸዋማ የሆነ የዝናም መጠኑ ዝቅተኛ የሆነ አብዛኛው ጊዜ እንደውም ሙቀቱ ከፍተኛ የሆነ እና ለመኖር ብዙም ምቹ ያልሆነ አካባቢና ተፈጥሮኣዊ ምድር ነው።

ከተለያዩ ንግዶችና ግብይቶች ውስጥ አንዱ የነዳጅ ንግድና ግብይት ሲሆን ይህ ደግሞ በአብዛኛው የነዳጅ ማደኛ ሰዎች ውስጥ የሚካሄደው እንዲሁም ደግሞ የአገሪቱን ኢኮኖሚ የሚወስንልን የግብይት አይነት ነው ምክንያቱም ከውጭ የሚገባ እንዲሁም ደግሞ የተለያዩ እቃዎችን ለማንቀሳቀስ የተለያዩ ንግዶች በዚህ ስለሚወሰኑ የግብይት ወሳኝ ነው ማለት ነው።

ከተለያዩ ንግድ እና ግብይቶች ዉስጥ ለምሳሌ የመኪና ንግድና ግብይትን ማየት እንችላለን። አሁን ላይ በሰዓቱ አብዛኛዉን በነዳጅ ሲሰሩ የነበሩ ወደ ኤሌክትሪክ ተቀይረዋል። በአገራችን እነዚህ ግብይቶች የሚካሄዱትአብዛኛዉን ጊዜ በደላላ ነዉ። እና ደላላ ወስዶ ኮሚሽን በመያዝ በማገናኘት የሚደረጉ ናቸዉ።

አሁን ያለውን የሀገራችንን ፖለቲካ በምናይበት ጊዜ በጣም በወደብ ጉዳይ በጣም ውጥረት ያለበት ሰዓት ላይ ነው የምንገኘው ። ኢትዮጵያም በሀገራችን ኢትዮጵያም ከኤርትራ እንዲሁም ከሶማሊያ ጋር ወደብ ይገባኛል ጥያቄ እና የተለያዩ ሽኩቻዎች ውስጥ በመግባት ውጥረት እየነገሰበት ሰዓት ላይ እንገኛለን ።

ከህንፃ ቤቶች ውስጥ ለምሳሌ ኮንዶሚኒየም ብንወስድ ይህ ለየት የሚያደርገው አሁን ላይ በገቢ መንገድ ለመካከለኛው ማህበረሰብ በጣም ምቹ የሆነ፥ እንዲሁም ደግሞ ለመኖርም ብዙ የማህበረሰብ ክፍልን አማክሎ የያዘ፥ በመንግስት የሚገነባ የመኖሪያ ቦታ ነው ማለት ነው።

ሌላኛዉ የግብርና አይነት ደግሞ ፍራፍሬ በማምረት የሚሸጥ የግብርና አይነት ነዉ። ይህ ደግሞ ተክሎቹ በየጊዜዉ ሳይሆን አንድ ተክል ብቻዉን በየዓመቱ በተለያየ ወቅት የሚያፈራ ተክል ነዉ። እና ረዥም ዓመትም ለማደግ የሚፈጅበት የተክል አይነት ነዉ። እና ራሱን የቻለ ጊዜና ወቅቶች አሰየጠበቁ ማርባት ነዉ።

ከተለያዩ ጫማዎች ውስጥ በሴቶች ዘንድ ይዘወተር የነበሩ የበፊት ኮንጎ ጫማዎችን ማየት እንችላለን እነዚህ በፕላስቲክ የሚሰሩ በቀላሉ ሰዎች በርካሽ ዋጋ ማግኘት የሚችላቸው ደግሞ ለጭቃም፥ ውሃም ቦታ ለመስራት በቀላሉ ለማጠብ ምቹ የሆኑ የጫማ አይነቶች ናቸው።

ከባንዲራና መለያዎች ውስጥ የአሜሪካን ባንዲራ ብንወስድ ወደጎን የተሰማሩ ነጭና ቀይ መስመሮች የሞት ሲሆን በሰማያዊ ጀርባ ነጭ ኮከቦች አምሳ ሁለት የተሞላ እያንዳንዱ ከተማን የሚያክል ኮከቦች የያዘ ባንዲራ ነው።

ከተለያዩ ሀገር በቀል ምግቦች ውስጥ ፍርፍርን መጥቀስ እንችላለን ፍርፍር ልክ እንደስሙ እንጀራን ወይም ዳቦን ሊሆን ይችላል በስልስ ወይንም በተለያየ ወጦች በመቀላቀል ፈርፈር በማድረግ ቆራርጦ ፍርፍር በማድረግ በሌላ ዳቦ ወይንም በሌላ እንጀራ የምንጠቀመው የምግብ አይነት ነው።

ከንግድና ግብይቶች ውስጥ የቡና ንግድን ብናይ የቡና ንግድ በኛ ሃገር በአንደኛ ደረጃ የሀገራችን ኢኮኖሚ ግብይትን የያዘው ቡና ሲሆን አብዛኛውን ጊዜ ወደ ውጭ ስፖርት የሚደረግ ሲሆን በሀገራችንም ማበረሰቡ በጣም የሚጠቀመው የምርት አይነት ነው።

ግቢያችንን ከምናስጌ ጥባቸው መንገዶች ውስጥ አንዱ አበባዎችን በምትከል ሊሆን ይችላል ወይም ደግሞ በዕቃ በገንቦ በገንቦ በማድረግ በማስቀመጥ ሊሆን ይችላል እንዲሁም ደግሞ የተለያዩ ቅርጻ ቅርሶችንም በማስቀመጥ ሊሆን ይችላል እንዲሁም ደግሞ ንጹህ በማድረግ ለይ እይታ ማራኪ ማድረግ ይቻላል።

ከታዋቂ አለም አቀፍ የልብስ አርማዎች መካከል አንዱ አዲዳስ አርማ ማየት እንችላለን ይህም ሶስት ወደጎን የተሰመሩ በቁም በተደረደሩ መስመሮች ሲኖሩ ከስር ደግሞ ጽሁፍ አለው አንዳንዴ የእሁፍ በመቀየር አቢባስ ምናምን እያሉ ያምታቱታል።